በአንድ ሰፋ ያለ ሜዳ ላይ ብዙ ጫማዎች ተደርድረው ይገኛሉ። የጫማዎችም ሳይዝ ከሁለት አመት አስከ አራት አመት የሚሆኑ ህፃናት ናቸው። የወንዶችም የሴቶችም ጫማዎች ናቸው። በተለያየ ቀለም ማለትም በአረንጓዴ ፣በቢጫ እና በቀይ ቀለም የተዋቡ ጫማዎች ይገኙበታል።